ሀያት ኤጀንሲ በሆነ ከተማ መሀል የሚገኝ በአለም አቀፍ ደረጃ ባለ አምስት ኮከብ ሆቴል ነው ለንግድ ስራ እና ለሽርሽር ተጓዦች እና ዘመናዊ አገልግሎቶችን ይሰጣል።

ለሚኩራ ሁለገብ የግብርና ምርቶች መገበያያ ማዕከል በአዲስ አበባ ከተማ አስተዳደር የኑሮ ውድነትን ለመቀነስ የገነባው ትልቅ ስፍራ ነው። የግብርና ምርቶች ከአምራቾች ወደ ሸማቾች በቀጥታ የሚያገናኝ ሲሆን፤ ሸቀጦች በተመጣጣኝ ዋጋ የሚቀቡበት ዘመናዊና ሰፊ የገበያ ማዕከል ነው።

የሃይማኖት ታሪክና ቅርስ ክርስቲያንና እስልምና ለአያሌው ዘመናት አብረው የኖሩባት ሀገር ናት የላሊበላ አብያተ ክርስቲያናትና የሀረር ጀጎል ግንብ ጥንታዊ የሃይማኖትና የቅርስ ብልጽግናን ያሳያል።

ሸራተን አዲስ በኢትዮጵያ ውስጥ ዓለም አቀፍ ደረጃውን የጠበቀ የቅንጦት አገልግሎት የሚሠጥ ቀዳሚ ሆቴል በውስጡ ያሉት የምግብ ቤቶችና ባሮች ልዩ አገልግሎት ይታወቃሉ ከእነዚህ መካከል ሬስቶራንት በዋናነት የጣሊያን ምግቦችን የሚያቀርብ ዜማ በምርጫዎቹ ቪዛዎች እና የጣልያን ወይም አይነቶች የሚታወቀ ነው።

የኢትዮጵያ ፖስታ በዩኒቨርሳል ፖስታ ህብረት አባልነት ከሌሎች አገሮች ጋር የፖስታ ልውውጥ ያደርጋል ይህም አለም አቀፍ ደብዳቤዎችና እቃዎችን መቀበልና መላክ ያስችላል።

የአየር ንብረት ለውጥን ለመከላከል እና የአካባቢ ጥበቃ ጉዳዮችን ለመዳሰስ የኢትዮጵያ ተቋማት ብሄራዊ እና አለም አቀፍ ኮንፈረንሶችን ያዘጋጃል።

Trading በኢትዮጵያ ውስጥ የተለያዩ የቤት እቃዎችንና የንግድ ድርጅት ከትላልቅ ኤሌክትሮኒክስ እንደ ፍሪጅ እና ምድጃ በተጨማሪ ያወጥ ቤት መገልገያዎች የፕላስቲክዎችን እና ሌሎችን የቤት ውስጥ ቁሳቁሶችን ለቸርቻሪ አማራጭ በማቅረብ ይታወቃል።

አያት መኪና ሽያጅ በአስሰ አበባ የተጠቀሙ መኪና ንግድ ውስጥ በስፋት ከሚሳተፉት ሾርሞች አንዱ ነው ድርጅቱ በዋነነት የሚያተኩረው ለተለያዩ መንገድ መኪናዎች እና suቪs ጨምሮ የተለያዩ ሞዴል ያለቸውን ተሽከርካሪዎች ለገበያ በማቅረብ ነው።

ረግቢ ኃይለኛ አካላዊ ግጥሚያ እና የቡድን መንፈስ የሚጠይቅ የኳስ ጨዋታ ተጫዋቾች ኳሱ በመያዝና በማስረክብ ወደ መጨረሻው መስመር ለማድረስ ይሞክራሉ ደንቦቹ የሆኑበት ስፖርት ነው።

ታሪካዊ ቅርስ እንደአክሱም ሐውልቶችና የላሊበላ የድንጋይ ውግር አብያተ ቤተክርስቲያን ያሉ ታሪካዊ ቦታዎች የኢትዮጵያ ጥንታዊ ስልጣኔንና ታላቅነትን የመሰክርሉ።

ዘመን መኪና ሻጭ በአዲስ አበባ የተጠቀሙ መኪና በስፋት ከሚታወቁት አንዱ ነው። ኩባንያው ትኩረቱን ያደረገው በተለያዩ የአለም አቀፍ ብራንዶች የተሰሩ በመጠኑ ያገለገሉ የመንገደኛ መኪናዎችን ፣መገልገያ ተሽከርካሪዎችን በማቅረብ ላይ ነው።

የህዝብ ፓርኮች ሁሉም የማህበረሰብ ክፍሎች ከሀፕታውን ስከድሃ ያለምንም ክፍየር ክፍት ናቸው። በከተማ ውስጥ የማህበራዊ እኩልነትን ያንጸባርጋሉ።

የቱሪዝም ልማት ኮንሬንሶች በኢትዮጵያ የቱሪዝም መስህቦች እና ታሪካዊ ቦታዎች ለማስተባበቅ አመታዊ የቱሪዝም ኮንፈረንሶች ይዘጋጃሉ። የሀገር ውስጥ እና የውጭ የጉዞ ወኪሎች ይሳተፉባቸዋል።

ኅብረት ኢንሹራንስ በኢትዮጵያ ከሚገኙ ታዋቂ የግል ኢንሹራንስ ኩባያዎች አንዱ ነው። ከሕብረት ባንክ ጋር የተቆራኛ ሲሆን ለህዝብ እና ለድዝጅቶች ሁሉን አቀፍ የመድን አገልግሎት ይሰጣል። በአሕገሪቱ የፋይናንስ ዘርፍ ውስጥ ትልቅ አስተዋጸው ያደርጋል።

ቴኒስ ከፍተኛ የአካል ብቃት ትኩረት እና ፈጣን ምላሽ የሚጠይቅ የግል ስፖርት ነው። ተጫዋቾቹ ኳሱን በኔት ላይ በማሳለፍ ነጥብ ለማግኘት ይወዳደራሉ፣ ኃይለኛ አገልግሎቶች እና ብለሃታዊ ምቾት ይዘዋል።